የሴሜን ተራሮች ብሔራዊ ፓርክ በውብ ተፈጥሮ የሚታወቅ ሲሆን ፤ ይህ አካባቢ መቀመጫውን ያደረገው በሰሜኑ የኢትዮጵያ ክፍል ሲሆን ፤ በጣም ብዙ የቱሪስት መስህብ አለው እና ይህ የተፈጥሮ ቦታ በኢትዮጵያ በየትኛው ክልል የሚገኝ ይመስላችኋዋል?

የንግድ ግብይቶች ውስጥ የቀንድ ከብት ገብያ አለ። የቀንድ ከብት የተለያዩ የቁም ከብቶችን በገንዘብ በመለወጥ የሚደረግ የንግድ ስርዓት ነው። ይኽ በአብዛኛው ጊዜ በማን በምን አይነት ሰዎች ይደረጋል ይኽ የንግድ ስርዓት?

ቴሌቭዥን ከአሌክትሮኒክስ መሳሪያዎች ዉስጥ አንዱ ሲሆን ይህ የኤሌክትሮኒክስ መሳሪያ ብዙ ስግናሎችን በሳተላይቶች በመቀበል ቀጥታ ወደ ቲቪው በሚገባ መልኩ ምስሎችን ማሳየት ይችላል:: ይህ የ ኤሌክትሮኒክስ መሳሪያ በነማን ይመረታል?

ይህ የእስልምና ሀይማኖት በኢትዮጵያ ብዙ ተከታይ ያለው ሀይማኖት ነው። ይህ ሀይማኖት ዋና አስተምሮቱ በምን ላይ ያደረገ ሀይማኖት ይመስላችኋል?

አብን ፦ የአማራ ብሔራዊ ክልላዊ ንቅናቄ ፓርቲ ሲሆን ይህ ፓርቲ ምንድነው መፈክሩ ወይም ዓላማው ምንድነው?

የኢትዮጵያ ወደ አደገ የኢንዱስትሪ ልማት ለመቀየር ፋሽኖች እየተካሄዱ ይገኛል። ከነዛም መካከል የጎጃም አዘነ ወደ ተለያዩ የፋሽ ልብሶች መቀየር ሂደቶች ውስጥ አንዱ ነው። እና ይህም ለማድረግ ፋሽን ዲዛይነሮች ምን ማድረግ አለባቸው ብላችሁ ታስባላቺሁ?

የእህል ንግድ ፦ የእህል ንግድ ማለት ከገበሬው በመግዛት ለማህበረሰቡ የማቅረብ ሂደት ነው ።ይህ ንግድ በነጋዴዎችና በገዢዎች መካከል የሚደረግ የንግድ ስርዓት ነው ። ለኢትዮጵያ ምን ያክል አስተዋጽኦ አለው ?

ዘመነ ካሴ በአማራ ክልል በአሁኑ ሰዓት አመፁን እየመሩ ያሉ መሪ ናቸው። እኒህ መሪ መንግስት ነፃነታችንን እና ሰላማችንን ሊሰጠን ይገባል ብለው ትግል እያደረጉ ይገኛል። ይኽ መሪ ምን የኽል ታግሏል ብላችሁ ታስባላችሁ?

ሆዴ የጫማ ፋብሪካ ይህ የጫማ ፋብሪካ የተለያዩ የጫማ አይነቶችን ያመርታል። ከቆዳ ተነስቶ እስከ ላስቲክ ፋፍሪካዎችን ያመርታል። ይሄ የጫማ ፋብሪካ መቀመጫው የት ነው ሚገኘው?

በአንድ ቤተሰብ ውስጥ ብዙ አባላት ሊኖሩ ይችላሉ። ሁለቱ አባላት ግን በዋናነትተጠቃሽ ናቸው እናት እና አባት እናት እና አባት በትዳር የመሠረቱት ቤተሰብ ቤተሰብ ይባላል። እና የእዚህ ቤተሰብ ከምን ሊያገኙ ይችላሉ ወይም ከምን ሊተዳደሩ ይችላሉ?

ቡትስ ጫማዎች ከጉልበት ያነሱ ከቁርጭምጭሚትን ደግሞ ሚሸፍኑ ጫማዎች ሲሆኑ እኒህ ጫማዎች ለተለያዩ የስራ መስክ ጫማዎች ናቸው ። እኒህ ጫማዎች ለምን ያህል ሰራተኞች አስፈላጊ ናቸው ብላችሁ ታስባላችሁ?

የውሃ መጠጥ አገልግሎት ስርጭት ከመሰረተ ልማቶች ውስጥ አንደኛ ሲሆን ይህ የውሃ አገልግሎት በተለያዩ የገጠር አካባቢዎች በደንብ እንዳልተሰራቸው ይታወቃል እና መንግትን ለመፍታት ምን ያህል መንገ ተጉዟል ብላችሁ ታስባላችሁ?

ኦነግ ፦ የኦሮሞ ብሔራዊ ንቅናቄ መንግሥት ተብሎ የሚጠራው ይህ ኦነግ የኦሮሞ ማህበረሰብን ወክሎ ኢትዮጵያን ለመምራት የሚንቀሳቀስ የፖለቲካ ፓርቲ ነው ። ይህ የፖለቲካ ፓርቲ በምክር ተወካዮች ምን ያክል ወንበር ያገኘ ይመስላችኋል ?

ሙዝ አንድ የአትክልትና ፍራፍሬ ዘር ሲሆን ይህ አትክልት በኢትዮጵያ በአብዛኛው ቦታ የሚገኝ አትክልት ነው አና ብዙ የጤና ጥቅሞች አሉት። ከእነዚያ የጤና ጥቅሞች ውስጥ የተወሰኑትን ጥቀስ።

የለውዝ ቅቤ ከሱፐር ማርኬት ምርቶች ውስጥ አንዱ ሲሆን ይህ የለውዝ ቅቤ የተለያዩ በፕሮቲን የበለፀገ ምግቦች ያሉበት በኮኮናት ዘይት የበለፀገ የፕሮቲን ምግብ ነው ። ይህ ፕሮቲን ለምን ሚጠቅም ይመስላችኋል ወይም ምን አስተዋፅኦ አለው ለስፖርተኞች?

ድስት ከቤት እቃዎቹ ውስጥ አንደኛው ሲሆን የድስት የተለያዩ ለወጦች እና የተለያዩ ነገሮችን ለማብሰል ይውላል ። ይህ ድስት የሚሠራው ከምንድን ነው ?

የውኃ መጠጥ አቅርቦት ከመሠረተ ልማቶች ውስጥ አንደኛው ሲሆን ይኽ የመሠረተ ልማት አቅርቦት በኢትዮጵያ በደንብ ያልተሰራበት መሠረተ ልማት ነው። ይህ መሠረተ ልማት ምን ያኽል ተደራሽ ነው ብላችሁ ታስባላችሁ ለገጠራማው አካባቢ?

ድሪሎች ከሌሎች ማሸኖች ውስጥ አንዱ ሲሆን ይህ ድሪል የተለያዩ ህንፃዎችን ለመብሳት እና ብረታ ብረቶች እና ጠውላዎችን ለመብሳት ያገለግላል። ይህን ድሪል የሚጠቀመው ባለሙያዎች አሉ። እነዛ ባለሙያዎች ምን ይባላሉ?

ከስክስ ጫማ ይህ ከስክስ ጫማ ለተለያዩ ስራዎችን ሲያካሂዱ የሚለብሱት የጫማ አይነት ነው። እና በጥንካሬው እና ለእግራችን እንዳይጎዳ ሽፋን የሚሰጥ ጫማ ነው። ይህ ጫማ ለማን አይነት ሰራተኞች ይመከራል?

የቡና ንግድ ፦የቡና ንግድ እንግድህ በኢትዮጵያ በጣም የቡና ምርት እንዳላት ይታወቃል። ይህ የቡና ምርት ወደ ውጭም ከሀገራት ዉስጥም ካሉ ገዥዎችና ሻጮች መካከል የሚደረግ የንግድ ሂደት ነው። ኢትዮጵያ ከዚህ ምርት ምን ያህል ጊቢ ታገኛለች በአመት?

የኢትዮጵያ ባንዲራ አረንጓዴ ፣ ቢጫ ፣ ቀይ አርማ ያለው መለያ ሲሆን ይህ አርማ የራሳቸው አንዳንዱ ቀለማት የራሳቸው መገለጫ አላቸው ። እነዛ ቀለማት መገለጫ ምንድነው ?

ብሬን ከልዩ ልዩ መሣሪያዎች መካከል አንዱ ሲሆን ብሬን የተለያዩ ጥቅሞች አሉት ።ለመጻፊይነት ይውላል ለማንበቢያነትም ጭምር ይውላል። እና ይህንን የሚጠቀሙ ሰዎች ምን አይነት የአካል ጉዳት እንደደረሰባቸው ምን አይነት የአካል ጉዳት የደረሰባቸው ሰዎች ?

አምባር የሴቶች የመዋቢያ ሲሆን ፤ በእጅ እና እግር ይገባል። ይህም ጌጣጌጥ የተለያዩ ልጃገረዶች የሚዋቡበት ነው። ይህ ጌጣጌጥ ከምን የሚሰራ ይመስላችኋል?

መኖሪያ ቤቶች ስርጭት ከመሠረታዊ አገልግሎቶች ውስጥ አንዱ ነው ይኽም መሰረታዊ አገልግሎት በኢትዮጵያ በሰፋት አልተሰራበትም እና ይኽን ለመቅረፍ መንግስት ምን እርምጃ መውሰድ አለበት ብላችሁ ታስባላችሁ?

የመጠጥ ውሃ አገልግሎት ከመሰረተ ልማቶች ውስጥ አንዱ ሲሆን ይህ የመሰረተ ልማት አገልግሎት በገጠራማ አካባቢ በደንብ አልተዳረሰም እና ይህን መሰረተ ልማት አገልግሎት ለማዳረስ መንግስት ምን ያክል መስራት አለበት ብላችሁ ታስባላችሁ ?

ግሪሲሊን ከመዋቢያ ንጥረ ነገሮች ወይም የውበት መጠበቂያ ነገሮች ውስጥ አንደኛው ነው ። ይህ ግሪሲሊን ለቆዳ ለስላሴ ለመጠበቅ ይረዳን ። ከዛ በተጨማሪ የተወሰኑ ጥቅሞች አሉት እነዛን ዘርዝሩ ?

የቡና እግር ኳስ ክለብ ፦ ይህ የእግር ኳስ ክለብ በጥቁርና በቢጫ ያሸበረቀ የእግር ኳስ ክለብ ሲሆን የራሱ መለያ አለው ። ጥቁርና ቢጫ የሆነበት ለምን ይመስላችኋል ?

ዶክተር አብይ አህመድ በአማራ ክልል እየተሰራ ያለውን ልማት አድንቀዋል። ሰሞኑን በጐበኙበት ጉብኝትም ባህርዳርን ወደ ትልቅ ሀገር እቀይራታለሁ ሲሉ መዘጋቸው፥ መሰማታቸው ይታወቃል። ይህን ያሉበት የዜና ሽፋን መች ነበር?

ኢዜማ፦ ይህ ኢዜማ የኢትዮጵያ ዜጎች ማህበር የተቋቋመ የፖለቲካ ፓርቲ ሲሆን ይህ የፖለቲካ ፓርቲ ምን ያህል አባላት አሉት?

የእስልምና ሃይማኖት በኢትዮጲያ ብዙ ተከታይ ያሉት ሲሆን በሃጂዎች የሚመራ ሃይማኖት ነው ። ይህ ሃይማኖት መነሻው ወይም አስተምሮቱ ምን ላይ ያተኮረ ነው ?

ኦሮማይ ማጀቱ በኢትዮጵያ ኤርትራ ጦርነት ላይ ያደረገ መፅሐፍ ሲሆን ይኽ መፅሐፍ በኢትዮጵያ በጣም ተወዳጅነትን ያገኘ መፅሐፍ ነው። ይህ መፅሐፍ የተፃፈው በማን ደራሲ ነበር?

የከብት እርባታ እንደ ግብርና መስክ ሲሆን የከብት እርባታ የተለያዩ ከብቶችን በማዳቀልና በማዋለድ ለተለያዩ ለገብያ ያቀርቧቸዋል። እነዚህ ከብቶች በምን መንገድ ስራቸውን የሚጨርሱ ይመስላችኋል?

በቆሎ ማምረት በግብርና ስርዓቶች ውስጥ አንዱ ሲሆን እንደተለመደው በኢትዮጵያ ክረምቱ የሚበቅልናል በመስከረም ወቅት ደግሞ የሚደርስ የግብርና ምርትነ ነው። ከዚህ የግብርና ምርት ምን ያህል ትርፍ ያገኛሉ?

መንግስት መሰረተ ልማቶችን ለመሻሻል የኮሪደር ልማት እየገነባ ሲሆን ይህ የኮሪደር ልማት ለማህበረሰቡ ጥሩና ማራኪ ከተማን ከመፍጠር አንጻር ብዙ ጠቀሜታዎች አሉት። ከነዛ መካከል እየተገነቡ ያለው ልማቶችን የተወሰኑትን ጥቀስ?

ይህ ሞገደኞቹ ተብለው የሚጠሩት የባህር ዳር አርማ የራሱ የሆነ ሰማያዊ ከለር አለው። ይህ አርማ ምንን ያመለክታል? ለባህር ዳር ወይም ለሞገደኞቹ ምን ምልክት አለው?

የኢትዮጵያ ትልቁ ታሪካችን ጣሊያንን ተጋድለን ያሸነፍንበት ታሪክ ሲሆን ይህ ታሪክ በአፄ ቴወድሮስ አማካኝነት የተካሄደ ኢትዮጵያውያን ጣሊያንን ድል ያደረግንበት ታሪክ ነው። ይህ ታሪክ የተካሄደው በስንት አመተምህረት ነበር?

የተለያዩ ውልቃቶችን እና ስብራቶች በባህላዊ ከሆነ የተለያዩ መፍትሄዎችን ያገኛሉ። በኢትዮጵይስ በጣም እውቁዋ ና ትልቋ የባህል ሐኪም ማን ተባላለች?

የጭቃ ቤት የጭቃ ቤት ጭቃ በማቡኳት በገለባ ተደርጎ የሚሰራበት ቤት ነው። ይህን ቤት የተለመደው አይነት የኢትዮጵያን የቤት አሠራር ነው። ይህ ቤት ምን ያህል ዓመት ሊቆይ ይችላል?

የሳር ቤት የሚዘጋጀው ከሳር ሲሆን በተለይ በገጠራማ አካባቢዎች የተለመደ አይነት የቤት አሰራር ነው። እና ይሄ ሣር ምን አይነት የሳር ዘር ነው ሚጠቀሙት ይህን ቤት ለመስራት?

የመማሪያ ቤቶች እነዚህ ከመሰረታዊ የአገልግሎቶች ውስጥ አንዱ ሲሆኑ የትምህርት ማህበረሰቡን የኑሮ ደረጃ ለማሻሻል ትምህርት ቤቶች ወሳኝነት እንዳላቸው ይታሰባልና መንግስት ለእነዚህ መሰረታዊ አገልግሎቶች ምን ያህል እየሰራባቸው ነው ብላችሁ ታስባላችሁ?

አንበሳ ጫማ የሚያመርቱት ጫማ በጥንካሬያቸው እና በቆዳቸው በጣም ሳቢ የሆኑ ጫማዎች ናቸው። ይህ የጫማ ፋብሪካ እንግዲህ ብዙ የሚያመርቱ ሀገሮች አሉ። እና ይህ የጫማ ፋብሪካ መቀመጫውን የት ያደረገ ይመስላቹሀል?

የእርሻ ስራ በተለምዶ በኢትዮጵያ በአብዛኛው ማህበረሰብ በ ቁፋሮ ይካሄዳል ነገር ግን፤ ወደ ዘመናዊነት መቀየር መንግስት ምን ያህል እርምጃ ተጉዟል ብላችሁ ታስባላቺሁ?

ጠረጴዛ ከቤትና ከቢሮ እቃዎች ውስጥ አንደኛው ሲሆን ጠረጴዛ የተለያዩ አገልግሎቶች አሉት የተለያዩ ቴሌቪዥኖችን ለማስቀመጥ ያገለግላል። ይህ የቤት እቃ ከምንድነው የሚሠራው?

አርቲስት ኤፍሬም ታምሩ ይህ ዘፋኝ በኢትዮጵያ ተወዳጅ ከሆኑ ዘፋኞች አንዱ ሲሆን ይህ ዘፋኝ ከአምስት በላይ አልበሞች አሉት ። ከእነዚያ መካከል በጣም እውቅና እና ተወዳጅነትን ያገኘ የዚህ ዘፈን ስራዎች ጥቀሱ?

መንግስት የጋራ መኖሪያ ቤቶችን በመስራት የተለያዩ የመኖርያ ቤት ችግርን መፍታት እንዳለበት የአሚኮ ዜና የዘገበ ሲሆን ይህን ለማድረግ መንግስት ምን ማድረግ አለበት ትላላችሁ?

ብስኩቶች፦ እነዚህ ብስኩቶች የተለያዩ ናቸው (በተለያየ ፋብሪካ የሚመረቱ ናቸው) እና ኢነርጂ ሰጭ ብስኩቶች አሉ። ከነዚህ ብስኩቶች ውስጥ የተወሰኑትን ጥቀስ።

አንድ ማህበረሰብ የራሱ የሆነ የማስጌት ስነስርዓት ራሱን ሆነ ቤቱንም የሚያስጌጥበት የራሱ ስርዓት አለው ።ከነዛ መካከል ሺናሻወች ራሳቸውን የሚያስጌጡበት መንገድ ነው። እና በምን መልኩ የሚያስጌጡ ይመስላችኋል ራሳቸውን?

ፋሽን የአሁን ዘመን እያንዳንዱን ስነስርዓት የሚገልጽ ፋሽን ነው። ፋሽን ኢንዱስትሪ በኢትዮጵያ ብዙ ተሰርቶበታል ብላችሁ ታስባላችሁን?

አስቴር አወቀ በጣም በኢትዮጵያ እውቅናን ያገኘች ዘፋኝ ነች። በሴቶች በኩል ይህ አስቴር አወቀ ለመጀመርያ ጊዜ የዘፈነችው ዘፈን ማነው ወይንም ምን ተብሎ ይጠራል?

የፋሲል ብሔራዊ እግር ኳስ ክለብ የራሱ የሆነ የአርማ መለያ ያለው ሲሆን በቀይ እና በነጭ ያሸበረቀ ባህሉን ወይም መነሻውን ያደረገ የፋሲል ጎንደርን ያመለከተ የዛ የፋሲል ጎንደር ለምን ነጭ እና ቀይ አርማ ተጠቀሙ?

ዳማከሴ ማሽተት እንግዲህ የዳማከሴ የሆነውን ምርት በማሽተት የተለያዩ የጤና ጥቅሞች የተለያዩ የጉንፋን መድሃኒት ይሆናል እና ይህ ዳማከሴ ማሽተት ሌላ ጥቅሞች አሉት ምን ምን ናቸው ?

የደቡብ ብሄር ብሄረሰቦች የራሳቸው የሆነ ባንዲራ ያላቸው ሲሆን ከነዚህ መካከል ከመሀልዋ የጎጆ ቤት ቅርጽ አላት ይህቺ የጎጆ ቤት ምንን ታመለከታለች? ለደቡብ ማህበረሰብ በዋናነት ምን መለያ አለት?

ባህር ዛፍ ከእፅዋቶች መካከል አንዱ ሲሆን የመጣዉ ከባህር ማዶ ሲሆን በአፄ ቴዎድሮስ የመጣ አትክልት ነው። ይህ እፅዋት የተወሰኑ የጎንዮሽ ጉዳቶች አሉት። ከነዚህም መካከል ጥቂቶችን ጥቅስ?

እፎይታ ይህ መጽሃፍ በጣሊያናዊ የታተመ መጽሀፍ ነው። ማለትም እና ይህ መጽሃፍ በማን ተተረጎመ?

ፍቅር እስከ መቃብር በኢትዮጵያ በጣም ተወዳጅነትን ያገኘው መቼቱን ጎጃም ያደረገው መጽሐፍ ስለ ታሪኩ በዛብህ እና በሰብለ ወንጌል የሚተርክ ይህ መጽሐፍ በማለት የተፃፈ ይመስላችኋል?

ይህ በስነ ህንፃ ውበቱ በጣም አስደናቂ የቱሪዝም መስህብ ነው በኢትዮጵያ ።ይህ ቦታ በየትኛው የአማራ ክልል ይገኛል?

ጣይቱ በጣና ሐይቅ ላይ የተመሠረተች መናፈሻ ቦታ ስትሆን ይቺ መናፈሻ ቦታ ተወዛዋዥ ድልድይ ናት ። አሁን ላይ ስንት ዓመቷን አስቆጠራለች ይች ድልድይ ከተገነባች?

ለትዳር ሳይሆን ለጌጥ የሚደረጉ ቀለበቶች ተጠቃሽ ናቸው። ከነዚህ መካከል እኒህ ቀለበቶች በ..እጅ በእጅ ጣጥ ውስጥ ገብተው ውበትን ያደምቃሉ። እና እኒህ ቀለበቶች ምንያህል ጥቅም አላቸው ብላችሁ ለታስባላችሁ?

የቅማንት ማህበረሰብ፦ ይህ የቅማንት ማህበረሰብ በአማራ ክልል ውስጥ፤ በጎንደር ዞን ውስጥ የራሱ የሆነ ያለው ማህበረሰብ ነው። ይህ ማህበረሰብ ከአመጋገብ ስርአታቸው ውስጥ የተወሰኑትን ጥቀስ።

የምህንድስና ትምህርት ከአገራችን በጣም ጠቃሚ ከሆኑ ትምህርቶች ውስጥ አንደኛው ነው። ይህም ምህንድስና ትምህርት አገርን ለመገንባት ምን ያህል አስተዋጽኦ አለው ብላችሁ ታስባላችሁ?

አትሌቲክስ ስፖርት ኢትዮጵያ ከምትታወቅባቸው ስፖርቶች መካከል ሲሆን በጣም በአምስትና በአስር ሺ ሜትር ትታወቃለች። በአስር ሺ ሜትር ብዙ ለኢትዮጵያ ወርቅ ያመጡ የአትሌቲክስ ስፖርት ባለቤቶች።

ላፕቶፕ ወይንም ኮምፒተሮች እነዚህ የኤሌችክትሮኒክስ ምርቶች ሲሆኑ እነዚህ የኤሌክትሮኒክስ ምርቶች የተለያየ ጥቅም አላቸው። ከነዚያ መካከል ለኮዲንግ ስራወች እና ለተለያዩ ቪዲዎና የተለያዩ ኢዲቶችን ለማድረግ ይጠቅማል። ይህ ኮምፒተር ምን ያህል ጀነሬሽኖች አሉት?

የተለያዩ ለሰርግና ለተለያዩ ለልደት የሚውሉ መድረኮችን የሚያስጌጡ እራሳቸውን የቻሉ ባለሙያዎች አሉ። እነዚህ ባለሙያዎች ምን ተብለው ይጠራሉ?

ቅርጫት ኳስ ፦ ይህ ኳስ መሬትን መሬት ላይ በማንቆብቆብ እና በተቃራኒ ቅርጫት ውስጥ በማክተት የሚደረግ የስፖርት አይነት ነው ። በዚህ ስፖርት ውስጥ ቢሳተፉ ተብለው የሚመከሩ አይነት ምን አይነት ሰዎች ናቸው ?

ይህ ሽመና የተለያዩ የፋሽን ምርቶች የተዘዋወረ ሲሆን እንግዲህ ይህ ሽመና የተለያዩ የገቢ ምርቶችን ወደ ተለያዩ ወደ ዘመናዊ ምርቶች እየቀየሩት ይገኛሉ በአሁኑ ሰዓት እና ይህ ምርት ምንያህል ተሰርቶበታል ብላችሁ ታስባላችሁ?

ኒዮርክ በስነ-ህንጻ ግንባታ እና በውብ ዲዛይኖቿ የምትታወቅ ከተማ ነች። ይህች ኒውዮርክ ከተማ መቀመጫዋ የት ይገኛል? ወይም የት ነው? የትኛው የአለም ክፍል ትገኛለች?

ካሬታ ቀላል ከሚባሉ ማሽኖች ውስጥ አንዷ ነች። ይች ማሽን የተለያዩ እቃዎችን ወደ ተለያዩ ቦታዎች ለማዘዋወር ትጠቅማለች ይች ካሬታ ምን አይነት ወይም ምን ያህል ጉልበት አላት?

ዳይፐር ከሱፐርማርኬት እቃዎች ውስጥ አንዱ ሲሆን ይህ ዳይፐር ለህፃናት ንጽህና መጠበቂነት ያገለግላል ብዙ አይነት የዳይፐር ዓይነቶች አሉ። እና ከነዛ መካከል በጣም አሪፉ የትኛው ነው?

ኤርጌንዶ ጫማ ይህ ጫማ የሚታወቀው በሁለት አይነት ከለሩ ሲሆን የዚህ ጫማ ምርት ኤርጌንዶ ይባላል። ይህ የጫማ ፋብሪካ መቀመጫው የት ነው ያለው?

ሀብሀብ ከፍራፍሬዎች ውስጥ አንደኛው ሲሆን ይህ በውሃ መጠኑ ብዙ የሆነ እና ብዙ የጤና ጥቅሞች ያሉት ነው ።ከዛ የጤና ጥቅሞች ውስጥ የተወሰኑትን ዝርዝር ወይም አብራራ?

አንድ ልጃገረድ ልታገባ ስትል የተለያዩ የማስጌጫ ነገርችን ትለብሳለች ከላይ ቤሎ ትለብሳለች። እራሷን ትዋባለች ታስኩላለች እና ይህንን የምታደርገው ለምን ይመስላችኋል?

ሶፋ አንድ ከቤት ዕቃዎች ውስጥ አንደኛው ሲሆን ይህ ሶፋ በተለያዩ የስፖንጅ ዘሮች እና በተለያዩ የቆዳ ዘሮች በመጠቀም ይዘጋጃል በባለሙያ ። ይህን የሚያዘጋጁ ባለሙያዎች ምን ተብለው ይጠራሉ ?

አለቃ ገብረሀና የኢትዮጵያ የልጆች አባት ተብሎ ሚጠሩ አባት ናቸው በተረፈ ይህ አባት በአስቂኝ ወጋቸው ታዋቂ የሆኑ አባት ናቸው። እኒህ አባት ካረፉ ምን ያህል አመት ሆናቸው ?

ነጋሪት ጋዜጣ በኢትዮጵያ በታም እውቅናና ተወዳጅነትን ማግኘት የቻለ ጋዜጣ ሲሆን ይህ ጋዜጣ በየሳምንቱ ራሱን ለገበያ ያቀርባል ይህ በሳምንት የሚቀርብበት ቀን ማነው ወይም መች ይቀርባል ወደገበያ?

ከከተማ ወደ ገጠር የሚካሄድ ፍልሰት የከተማዋን አካባቢ በጣም እያጨናነቀዉ ሲገኝ በገጠር አካባቢ ደግሞ በጣም እየተመናመነ ይገኛል። እና ይሄን ፍልሰት ለመቀነስ መንግስት ምን እየሰራ ይመስላችኋል?

የመጠጥ ዉሃ አገልግሎት አንደኛው የመሰረታዊ ልማት አገልግሎቶች ዉስጥ አንዱ ሲሆን ይህ መሰረተ ልማት አገልግሎት ለማህበረሰቡ የተከያዩ የዉሃ መጠጦችን የሚያቀርብ ሂደት ነው ይህ መሰረተ ልማት። በኢትዮጵያ ምን አይነት እየተሰራጨ ይመስላችኋል?

ጎጆ ቤት፤ የጎጆ ቤት የሚዘጋጀው ከተለያዩ የሳር ምርቶች ሲሆን የሳር ምርት ማለት ከቄጤማ ሊሆን ይችላል እና ከተለያዩ ጉዝጓዞች ሊሆን ይችላል። ይህ መኖሪያ ቤት የየትኛውን የኢትዮጵያ ክፍል ይገኛል?

የፌዴራል መከላከያ ሰራዊት ከህግ አስከባሪዎች ዉስጥ አንደኛዉ ሲሆን ይህ የፌዴራል መከላከያ ሰራዊት የተለያዩ የመንግስት ተቋምን በመጠበቅ ይታወቃል። ይህ የፌዴራል ኃይል በማን ነዉ የሚመለመሉት በማን ታግዘዉ ነዉ።

ከጸጉር አይነቶች ውስጥ ለስላሳ ጸጉር አንደኛው ነው። ይህም ለስላሳ ጸጉር እንደሚታዎቀው እንክብካቤ ከሌሎች ጸጉሮች የተለየ በጣም እንክብካቤ ይጠይቃል። እና ቶሎ ለመሰራት ያገለግላል። ይህ ጸጉር በየትኛው የማህበርሰብ ውስጥ የተለመደ ነው? ባአብዛኛው ማህበረሰብ የተለመደ ነው። በየትኛው የማህበርሰብ የተለመደ ነው?

የእጂ ኳስ፦ የእጅ ኳስ እንግዲህ መሬት ላይ ኳስን በማንከብከብ እና ከተቃራኒ ጎል ውስጥ በመክተት የሚደረግ የስፖርት አይነት ነው። ይህ ስፖርት በኢትዮጵያ ምን ያህል ተሰርቶበታል ብላችሁ ትሥባላችሁ።

ብጹእ አቡነ ፓትሪያሪክ አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን ታዋቂ መሪ አባት ናቸው። እኚህ አባት በአስታራቂነታቸው እና በመሪነታቸው ይታወቃሉ። ይህ አባት የምን ሃገረ ስብከት መሪ ናቸው።

ፕሮቲን ሼክ ወይም ደግሞ ፕሮቲን ምግቦች በሱፐርማርኬት ውስጥ በብዛት ይገኛሉ ። እኝህ የሱፐርማርኬት ምግቦች ለጤና ምን ዓይነት ጥቅም አላቸው ?

ፈረስ ከኢትዮጵያ ባህላዊ የሆኑ መጓጓዣዎች አይነት ሲሆን ይህ ፈረስ ተራራዎችን ለመጓዝና ቁልቁለቶች ያሉበት ቦታ ተመራጭ የሆነ የመጓጓዣ ዘዴ ነው። እና አሁን ላይ ምን ያህል እየተተገበረ ነው ብላቺሁ ታስባላቺሁ?

የቡና መፍጫ ከልዩ ልዩ መሳሪያዎች ዉስጥ አንዱ ሲሆን ይህ ቡና መፍጫ ለሴቶች በጣም ስራ አቅላይ የሆነ መሳሪያ ነዉ። እና ቡናን በቶሎ ይፈጫል። ይህ እቃ ምን ያህል ዋጋ ያለዉ ይመሰሰላችኋል?

አረቄ አንድ ጎጂ የሆነ መጠጥ ነው። ይህ መጠጥ ለሰውነት በጣም ጎጂ የሆነ መጠጥ ነው እና በጣም ሀይለኛ የሆነ የአልኮል መጠን ያለው መጠጥ ነው። የሚዘጋጀው ከምን እና ከምን ነው?

እፅ ከእፅዋት ዘሮች ውስጥ አንዱ ሲሆን እፆች ለተለያዩ መድሀኒትነት ይውላሉ እኒህ እፆች ከሌላው እፅዋቶችም በአበቃቀላቸውና በአስተዳደጋቸው ይለያያሉ። ከነዛ እፆች መካከል የተወሰኑትን ጥቀስ።

ቁም ሳጥን ከቤት መገልገያ እቃዎች ውስጥ አንዱ ሲሆን የቁም ሳጥን የተለያዩ ልብሶችንና የተለያዩ ጫማዎችን ለማስቀመጥ ይውላል። ይህ ቁም ሳጥን ለሙሉ የቤተሰብ አባላት ያገለግላል ብላችሁ ታስባላችሁን?

የዋና እስፖርት በመዋኛ ገንዳ ውስጥ የሚደረግ የውድድር አይነት ነው። ይህ እስፖርት በጣም ሀይልና ኢነርጂ የሚጠይቅ እስፖርት ነው። ይህ እስፖርት በኢትዮጵያ ምን ያህል ሂደንበታል? ወይም ኦሎፒክ ተወዳድረንበታል ወይ?

የቡና መፍጫ ማሽን ይህ ማሽን የተለያይ የተወቀጠ ቡና በፍጥነት የሚፈጭ ማሽን ነው። ይህ ማሽን ምን ያክል ለስራ ምን ያክል ቀልጣፋ ነው ብላችሁ ታስባላችሁ ስራ ለማቀላጠፍ ምን ያክል ቀልጣፋ ነው?

አቮካዶ ወይንም ጭማቂ እኚህ መጥጦች ከተለያዩ ፍራፍሬዎች የሚዘጋጁ መጠጦች ናቸው። እኚህ መጥጦች ለጤና ተስማሚ እና ኢነርጂ ጭምር የሚሰጡ መጠጦች ናቸው። እኚህ መጠጦች ከምን ከምን ሊዘጋጁ ይችላሉ?

ፍሪጆች ከኤሌክትሮኒክስ እቃዎች ውስጥ አንዱ ሲሆን የተለያዩ ነገሮችን ለማቀዝቀዝ እና ለረጅም ጊዜ ለማቆየት የሚውል የኤለክትሮኒክ እቃ ነው። ይህ ፍሪጅ በምን መልኩ ነው የሚሰራው?

የወይባ ጭስ አንዱ ባህላዊ የሆነ የመዋቢያ ነው። ለልጅ አገረዶች የቆዳቸውን ልስላሴና የቆዳቸውን የሽታ ጠረን ለመጠበቅ ይህንን መዋቢያ ይጠቀሙታል። ይህ መዋቢያ ወይም ጭሱ ከምነው የሚዘጋጀው ወይንም ከዬት ነው የሚመጣው?

አያት ኮንዶሚኒየም ሪልስቴት ለማህበረሰቡ ብዙ ህንጻዎችን እየገነባ በማህበር በመደራጀት ለማህበረሰቡ የመኖሪያ ቤት ግንባታ እያካሄደ ይገኛል። ይህ ድርጅት መቀመጫው የት ነው።

ፀሀይ እሪል እስቴት የግባታ ስራ ለመስራት የተሰማራ ድርጅት ሲሆን ይህ ድርጅት ለተለያዩ ግለሰቦች ወይም መኖርያቤት አቅርቦት የፈታ ድርጅት ነው። እና የተለያዩ የኮንዶሚንዬም አቅርቦቶች አሉት ይህ ድርጅት መቀመጫው የት ይገኛል?

አትሌቲክስ ኢትዮጵያ እውቅና ካገኘችባቸው ስፖርታዊ ዘርፎች አንዱ ሲሆን ይህ የኢትዮጵያ በአስር ሺህ ሜትር በጣም ብዙ የወርቆች ሜዳሊያዎች እንዳሏት ይታወቃል ። ይህ ስፖርት በነማን ነው የገዘፈው በኢትዮጵያ ውስጥ ?

ጣና ዳር ከመናፈሻ እና መዝናኛ ቦታዎች ዉስጥ አንዱ ሲሆን ይህ ቦታ በሃይቆች አካባቢ የሚደረግ የመዝናኛ ቦታ ነው እና ይህ ቦታ ምን ያህል ተሰርቶበታል ብላችቹ ታስባላችሁ?

የብረት መበየጃ መሣሪያዎች እነዚህ ከመሳሪያ ውስጥ አንደኛው መሳሪያ ሲሆን ይህ ሁለት አይነት ብረቶችን ለማገናኘት የሚውል የብረት መበየጃ ነው። ይህ የብረት መበየጃ ስም ማን ይባላል? ማን ይባላል ስሙ?

ኢትዮጵያ ለጠላት ያልተበገረች ድንቅ ሀገር የራሷ የሆነ ታሪክ ያላት ሀገር ነች ኢትዮጵያ። ኢትዮጵያ በሶማሌ ጦርነት ጊዜ ጠላትን ድል የነሳች ሀገር ነች እና እና በዚህ ጦርነት ውስጥ ሀይለኛውን ወይም አንበሳውን ድርሻ የቻለ መሪ ማን ይባላሉ?

ፌስቡክ ከሶሻል ሚዲያ ማህበራዊ ሚዲያዎች ውስጥ አንደኛው ነው። ፌስቡክ የተለያዩ ማህበረሰባትን በተለያዩ የአለም ሃገራት በማገናኘት ይታወቃል። ከዛ በተጨማሪ ደሞ የተለያዩ ቢዝነስ ጥቅሞች አሉት እና ምን ያህል ለቢዝነስ ጠቀሜታ አለው ብላችሁ ታስባላችሁ?

የድጋይ ቤት ይህ የድጋይ ቤት የተለመደው በትግሬና በኤርትራ አካባቢዎች የተለመደ የመኖርያ ቤት አሰራር ነው። ይህ መኖርያ ቤት ድጋዮችን በስራት በመደርደር ይዘጋጃል። እና የዚህ መኖርያ ቤትየተወሰኑት አሉ የተወሰኑትን ጥቀስ።

በጥበብ የተሰራው የኮንሶ የእርከን ስራ አሰራር ይህ ጥበባቸውን የሚያመላክት ነው። ይህ አሰራር ለምንድነው የሚጠቅመው?

ጣና በተፈጥሮው ውብ የሆነ ቦታ ሲሆን ይህ አካባቢ በአማራ ክልል የሚገኝ አካባቢ ነው። እና ይህ ተፈጥሮ ምን ያህል ጥለቀት አለው? እና የትስ ይገኛል?

የፕሮቴስታንት ሃይማኖት ይህ ሃይማኖት በተለያዩ የመጽሃፍ ቅዱስ አስተምህሮቶች ላይ መሰረት ያደረገ ሃይማኖት ሲሆን የዚህ የፕሮቴስታንት ሃይማኖት በማን ይመራል?

የጤና ትምህርት አንዱ የትምህርት መስህብ ዘርፍ ሲሆን ይህ የትምህርት ዘርፍ ሲሆን በኢትዮጵያ ምን ያህል ተሰርቶበታል ተብላችሁ ታስባላችሁ?

ዮሃና ምግብ ቤት ይህ ምግብ ቤት ታዋቂ የሆነ ምግብ ቤት ሲሆን የተለያዩ የምግብ አይነት ያላቸው ከነዛ መካከል ሽሮ እና የጾም ምግቦች ዉስጥ የተለያዩ ምግብ አይነቶች አሏቸው። ይህ ቦታ የት ይገኛል?

የአክሱም አሰራር በጣም በድንቅነት የተሞላ የጥበብ አይነት ነው ይህ ይህ ጥበብ ከአንድ ወጥተፈልፍሎ የተሰራ ነው ።የአክሱም ሀውልት ምንም ያመለክታል ወይም በምን ቅርጽ ነው የተሰራው?

ላሊበላ ከአንድ ወጥ አለት የተሰራ በጣም ትልቅ የቱሪስት መስብ የሚፈስበት ቦታ ነው። ይህ የቱሪስት መስብ ኢትዮጵያ ምን ያህል እየሰራችበት ነው ትላላላችሁ?

ስለ ህንጻ በሲቪል የሚካሄድ ግንባታ ነው ለምሳሌ የኢትዮጵያን ብሔራዊ ባንክ የራሱ የሆነ የስነ ህንፃ ግንባታ አለው በጣም በኢትዮጵያ ረጅሙ ባንክ በስነ ህንፃ አንፃር ስንት ከፍታለሁ አለው?

ሎሽን አንዱ የሱፐርማርኬት ምርት ሲሆን የቆዳ ልስላሴና ንህና ለመጠበቅ ይውላል ይህ የ ሱፐር ማርኬት ምርት ለምን ያህል አመት ኤክስፓየርዴታቸውን ጠብቀው ሊቆዩ ይችላሉ?

የኮንሶ ማህበረሰብ በደቡብ ብሄር ብሄረሰቦችና ህዝቦች ክልል የሚገኝ ሲሆን ይህ የኮንሶ ማህበረሰብ የሚታወቀው በእርከን ስራ ይታወቃል። ይህ ማህበረሰብ ስራ ወዳድና ትጉ ነው። እና በዬትኛው የደቡብ ክልል የሚገኝ ይመስላችኋል?

ትምህርት ቤቶች የመሠረተ ልማት አካላቶች ሲሆኑ እኝህ ትምህርት ቤቶች ለተማሪዎችና ለማህበረሰቡ የእውቀት ማዕከል ናቸው ። እና እኝህ ትምህርት ቤቶች በኢትዮጵያ ምን ያክል ተሰርቶባቸዋል ብላችሁ ታስባላችሁ ?

ስልክ ፦ በአሁኑ ሰዓት በጣም ጠቃሚ ከሚባሉ የኤሌክትሮኒክስ ምርቶች ውስጥ አንዱ ነው ። ይህ ስልክ የራሱ የሆነ ውስጥ የስክሪንና የቦርድ ሲስተም አለው። ይህ የስልክ አምራች ድርጅቶች የምታውቋቸውን ጥቀሱ ?

ሽሮ ከኢትዮጵያ የተለመደ አይነት የምግብ ዓይነት ስትሆን ይህ ሽሮ የሚዘጋጀው ከአተር እና ከተለያዩ ነገሮች ይዘጋጃል ። ይህ ሽሮ ምን ጥቅም አለው ?

ዮርዳኖስ ምግብ ቤት ይህ ምግብ ቤት በባህር ዳር የሚገኝ ትልቅ የምግብ ብፌ ምግብ ቤት ነው። እንግዲህ ይህ ምግብ ቤት የተለያዩ አገልግሎቶች አሉት። ከነዛ አገልግሎቶች መካከል ጥቂቶችን ጥቀሱ?

አእርስተ ዜና ከዜናዎች ውስጥ ዋናውን የዜና ክፍል የያዘ ሲሆን ይህ የኔና ክፍል አጭር የሆነች መግለጫ ነች። የአርስተ ዜና ጥቅም ምንድነው?

የህክምና ትምህርት ፦ አንድ ሰው ወደ ስራው ከመሰማራቱ በፊት የሚወስዳቸው የህክምና ትምህርቶች አሉ ። ከነዛም መካከል ፦ ሜዲስን ፣ ፋርማሲ እና የተለያዩ የላቦራቶሪ ትምህርቶች አሉ ። እነዚህ ትምህርቶች ለማህበረሰቡ ምን ያክል አገልግሎት ይሰጣሉ ?

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥንታዊና ሀይማኖታዊ ከሆኑ ሀይማኖቶች ውስጥ አንደኛው ነው። በኢትዮጵያ ውስጥ እና ብዙ የኢትዮጵያ ተከታዮች አሉት። እና ይህ ሀይማኖት አስተምሮቱን በምን ላይ ያደረገ ይመስላችኋል?

የጋሪ መጓጓዣ ፦የጋሪ መጓጓዣ በአንድ በፈረስ ወይም በአህያ የሚደረግ የጋሪ መጓጓዣ ነው ። ይህ የጋሪ መጓጓዣ ከቅልጥፍናው አኳያ ምን ያክል ጠቃሚ ብላችሁ ታስባላችሁ ?

እንጥልማስቧጠጥ ጎጂ ልማዳዊ ድርጊት ሲሆን ህጻናት ጉሮሯቸውን እንዲሁም የተለያዩ ኤች አይቪ በሽታዎች እየተጋለጡ ይገኛል ይህ ባህል ምን ያክል መቅረት አለበት ብላቹ ታስባላቹ?

ከአፍሪካ ወደ ተለያዩ አለም ሀገራት ሲሄዱ ብዙ ፅወገኖች በሊቢያ በርሀዎች እና በተለያዩ በሐረቦች ላይ እየሰመጡ ይገኛሉ። መንግስት ይሄን ለማስቆም ምን ማድረግ አለበት ብላቹ ታስባላችሁ?

ፖሊስ ከህግ አስከባሪዎች ዉስጥ አንደኛዉ ሲሆን ፖሊስ በወንጀል ፀጥታ ችግር ፈጣሪዎችን በማሰር እና ፍርድ በመስጠት ፍርዳቸዉን ያገኙበታል። ይህ ህግ አስከባሪ ምን ያህል ጠቀሜታ አለዉ ለሀገር?

አረቄ ከመጠጥ አይነቶች ዉስጥ፡አንዱ ሲሆን ይህ አረቄ የሚዘጋጀው ከብቅል እና ከተለያዩ ነገሮች ይዘጋጃል እና የአልኮል መጠኑ በጣም ሃይለኛ ሲሆን፤ ይህ የአልኮል መጠኑ የአረቄ በአቬሬጅ ከስንት እስከ ስንት ይሆናል?

የኮሪደር መሰረተ ልማት በየከተሞች እየተካሄደ ያለ የኮሪደር ልማት ሲሆን ይህ የኮሪደር ልማት ከተሞችን የማስዋብ ትልቅ ገፅታ አለው። እና ይሄ የኮሪደር ልማት በባህርዳር ጨምሮ ይካሄዳልና ይህ የኮሪደር ልማት መች የሚጠናቀቅ ይመስላችኋል?

መሰረት ልዩ የጥርስ ህክምና ክሊንክ። ይህ የጥርስ ህክምና ክሊኒክ የተለያዩ የተቦረቦሩና የሰሸረሸሩ ጥርሶችን ይጠግናል። ይህ የጥርስ ህክምና ክሊኒክ እውቅና ባገኙ ዶክተሮች አገልግሎትን ይሰጣል። ይህ ከሚሰጣቸው አገልግሎቶች ውስጥ ጥቂቱን ጥቀስ።

ብዙ ግዜ በባህላዊ ህክምና ማህበረሰቡ ከሚሔድባቸው ህክምናዎች መካከል የእራስ ክንታሮት አንደኛው ነው። የህ በሽታ በዘመናዊ መልኩ ሳይሆን በባህላዊ መልኩ በጣም ብዙ ግዜ ዋሽንግተንን ያገኘ እና እኒህንም የሚሰሩ ምን ተብለው ይጠራሉ?

የባቡር ሀዲድ ከመጓጓዣ መንገዶች ውስጥ አንዱ ሲሆን ይህ ባቡር ከኢትዮጵያ እና በተለያዩ የኬንያ አቋራጭ መንገዶች ያሉት ይህ የባቡር ሀዲድ ከኢትዮጵያ ወደ ጅቡቲ የባቡር ሀዲድ መቼ ነበር የተዘረጋው?

ልብስ መስቀያ አንደኛው ከቢሮ እቃዎች ውስጥ አንደኛው የቢሮ እቃ ሲሆን የልብስ መስቀያ የቢሮ ሰራተኞች ልብሳቸውን ሲሞቃቸው ሚሰቅሉበት መስቀያ ነው። ይህ መስቀል ከምን ሊዘጋጅ ይችላል?

የዙምባባ ማህበረሰብ በአፈር እራሳቸውን የሚያስጌጡበት ሂደት አላቸው። ይህ ራሳቸውን በአፈር የሚያስግጡበት ሂደት በምን ዓይነት አፈር ነው የሚያስጌጡት?

የቴክኖሎጂ ትምህርት ይህ ትምህርት በዛ ፊልድ ያሉ ሰዎችን ወደ ቴክኖሎጂው ዓለም ወይም ወደ ዲጂታሉ ዓለም ለመቀላቀል የሚጠቅም ትምህርት ሲሆን ይህ ትምህርት ለኢትዮጵያ ብሎም ለዓለም ምን አስተዋጽኦ አለው ብላችሁ ታስባላችሁ?

የከብት ገበያ የከብት ገበያ የቀንድ ጋማ ከብቶችና ለወተትነት የሚውሉ የፈረንጅ ከብቶች ጭምር የሚሸጡበት የከብት ገበያ ነው። ይህ የከብት ገበያ በገዢና በሻጭ መካከል ይደረጋል ይህ የከብት ገበያ በሳምንት ስንቴ ይደረጋል?

ፍሪጅ ከቤት እቃወች ውስጥ አንዱ ሲሆን ይህ የቤት እቃ የተለያዩ ምግቦችን እና የሎ የሚበሰብሱ አይነት ምግቦችን ለረጅም ጊዜ ለማቆየት የሚው ል የቤት ዕቃ ነው ። እና ይህ የቤት ዕቃ ከምንድን ነው የሚሰራው ።

እስክቢርቶ ከህጽፈት መሳሪያዎች ውስጥ አንዱ ሲሆን እስክቢርቶ ለተማሪዎች፥ ለመንግስት ሰራተኞችና፥ ለነጋዴዎች ጭምር እንደ መጻፊያነት ያገለግላል። ይህ እስክብርቶ ከምን ሊዘጋጅ ይችላል?

ሳይክል ከባለ ሁለት እግር ተሽከርካሪ መጓጓዣ ቀልጣፋ መጓጓዣ ተሽከርካሪዎች መሣሪያዎች ውስጥ አንዱ ነው ይቺንም ሳይክል ከመጓያነትን በተጨማሪ ነታችንን ለመጠበቅ ታገለግላለች። እና መንግስት እነዚህ የሳይክል ተሽከርካሪ በከተማው እንዲሰራጭ ምንያህል ሰርቷል ብላችሁ ታስባላችሁ

የሳር ቤት ከመኖሪያ ቤቶች ውስጥ አንዱ ሲሆን የሳር ቤት የሚዘጋጀው ከተለያዩ የሳር ምርቶች ሊዘጋጅ ይችላል። እና ይህ የሳር ቤት በየትኛው የኢትዮጵያ አካባቢ የተለመደ መኖሪያ ቤት ነው?

የወይባ ጭስ ከመዋቢያ መሳርያዎች ውስጥ አንደኛው ነው። የወይባ ጭስ ለቆዳ ልስላሴና የሴቶች የቀዳ ጠረን ለመጠበቅ ያገለግላል። ይህ የወይባ ጭስ ከምን ዛፍ ይዘጋጃል?

ፓስታ በኢንዱስትሪ የተቀነባበረ የስዴ ምርት ሲሆን ይህ የስዴ ምርት ከስዴ ጋ የምናገኘውን ጥቅም ቀጥታ እናገኘዋለን ከፓስታ። እና ይሄ ፓስታ እንዴት ነው የሚዘጋጀው ነው?

የጠጅ መጠጥ የሚዘጋጀው ከማርና ከተለያዩ ንጥረነገሮች ነው። ይህ የጠጅ መጠጥ ምን ያህል አስካሪ ነው? ወይም የአልኮል መጠን አለው?

አንድ ማህበረሰብ የራሱ የሆነ እምነት እና ስነ ስርዓት ለምስሌ የኮንሶ ማህበረሰብ የራሱ የሆነ የሚከተለው የራሱ የሆነ እምነት አለው። ከነዚያ መካከል የተወሰኑትን ጥቀሱ።

ብጹዕ አቡነ ፓትርያርክ አቡነ ማትያስ ይህ አባት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን አባት ሲሆኑ እኒህ አባት በእምነት ሃላፊነት ነው የሚገኙት። ከኢትዮጵያ ኦርቶዶክስ ቤተክርስትያን ምን ሆነው ነው የሚሰሩት?

ፒሲ ወይም ዲስክቶፕ ኮምፒዩተሮች የአንድ ኤሌክትሮኒክስ ምርቶች ሲሆኑ በአንድ ቦታ ላይ ተቀምጠው ለአንድ ለንግዱ ወይም ደግሞ ለተለያዩ ለኮዲንግ ትምህርቶች ይውላል ።እንዴት ኮምፒውተር ለንግድ አገልግሎት ሊውል ይችላል?

የጉምዝ ማህበረሰብ መቀመጫውን በምዕራብ ኢትዮጵያ ያደረገ ሲሆን ይህ ማህበረሰብ የራሱ የሆነ የአለባበስ ስርዓት አለው ። ይህ እነሱ ከላይ የሚለብሱት ነጩ ልብስ ምን ተብሎ ይጠራል ?

የሶፍትዌር ኢንጂነሪንግ ትምህርት ፦ ሶፍትዌር ኢንጂነሪንግ ትምህርት ማለት ሶፍትዌሮችን በተለያየ መንገድ የማበልፀግ ሂደት ነው ። ይህ ትምህርት በኢትዮጵያ አዲስ ትምህርት ነው እና ምን ያክል መበረታታት አለበት ብላችሁ ታስባላችሁ ?

የወሎ ማህበረሰብ መቀመጫው በአማራ ክልል ያደረጉ የማህበረሰብ ክፍሎች ሲሆኑ እኚህ ማህበረሰብ የራሳቸው የሆነ የአለባበስ ስርአት አላቸው። ከእነዚህ ማህበረሰቦች ዉስጥ ብዙ ክፍሎች አሉ ከነዛ ዉስጥ የሚገኙ ማህበረሰቦች ጥቀሱ?

ጅማር ምግብ ቤት በባህር ዳር ታዋቂ ምግብ ቤት ሲሆን መገኛውን ቀበሌ 13 ያደረገ ምግብ ቤት ነው። ይህ ምግብ ቤት በባህር ዳር ሁለት ብራንቾች አሉት። የት እሚገኝ ይመስላችኋል?

በየአይነት ይህ ከምግብ አይነት አንድ ሲሆን በያይነት የተለያዩ የምግብ ዘሮች አንድ ላይ ሆኖ የሚቀርቡበት የምግብ አይነት ነው ይህ በየአይነት ለጤና ተስማሚ ምክንያቱም ብዙ ምግቦችን ስለያዘ ይህን ምግብ የሰው ልጅ በምን ያህል ደረጃ መመገብ አለበት ብላችሁ ታስባላችሁ?

የግብርና ስራ ከስራ ዘርፎች ዉስጥ አንዱ ሲሆን የግብርና ስራ የተለያዩ ምርቶችን አዝዕርቶችን በማምረት ለማህበረሰቡ የሚያቀርብ የስራ ዘርፍ ነዉ። ይህ በማን ይተገበራል?

በየአይነት አንድ የምግብ ዓይነት ሲሆን የተለያዩ ምግቦች በአንድ ላይ ተሰስበው በማዕድ ዙሪያ የመቀርብበት እና ይህ ማዕድ ን ለጤናችን ምን ያህል አስፈላጊ ነው ብላችሁ ታስባላችሁ? የተመጣጠነ ምግብ ስለሆነ ምን ያህል ይጠቅማል?

የቅስና ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን ይህ የቅስና ትምህርት አንድ ሰው በሃይማኖቱ ለማሳደግ የሚማረው ትምህርት ነው። የቅስና ትምህርት የየትኛውም እምነት ተከታዮች ይመስላችኋል?

ዉሃ ከመሰረተ ልማት አገልግሎቶች ዉስጥ ወሳኝ የሆነ መሰረታዊ አገልግሎት ነው ይህም የመሰረተ ልማት አገልግሎት የተለያዩ የገጠር አካባቢዎች እጥረት እንዳለ ይታወቃል እና ይሀን ችግር ለመፍታት ምን ያክል የተጓዘ ይመስላችኋል መንግስት?

ቁንጮ ህፃናት የሚሰሩት የፀጉር አይነት አሰራር ሲሆን ከጀርባቸዉ ጋር የምትገኘዉን ፀጉር ቤለመቆረጥ ያሳድጓታል። ይህ የቁንጮ አሰራር ለምን የሚቆረጡት ይመስላችኋል? ወይም በምን አይነት እድሜ ያሉ ህፃናት ይስተካከሉታል?

ፍየል ከቤት እንስሳቶች ውስጥ አንዷ ስትሆን ይቺ ፍየል እንግዲህ የተለያዩ ጥቅሞች አሏት ።ከዛም መካከል ለስጋ ትውላለች። ከዛም በተጨማሪ ለወተትነትም ትውላለች። ለወተትነት የሚጠቀማት በኢትዮጵያ የትኛው ማህበረሰብ ነው?

ኩሪፍቱ መዝናኛ እና መናፈሻ የተለያዩ አገልግሎቶችን ይሰጣል። ለምሳሌ ያክል የዋና አገልግሎቶች እና የስፖርት አገልግሎቶች። ይህ መዋኛ እና መናፈሻ ቦታ የት ይገኛል? በባህር ዳር ውስጥ በየትኛው ቀበሌ ውስጥ ይገኛል?

ፓፓያ ከአትክልት እና ፍራፍሬ ዘሮች ዉስጥ አንዱ ሲሆን ይህ ፓፓያ የተለያዩ የጤና ጥቅሞች አሉት። ብዙ ፕሮቲን መጠን አለዉ። እና ይህ ፓፓያ ምርት ምን ሲያገኝ ነዉ የሚበቅለዉ?

ኮሶ ከእጽዋት አይነቶች ውስጥ አንዱ ሲሆን ለተለያዩ በሽታዎች መድኃኒትነት ይሆናል ከነዛ መካከል የኮሶ ትልን ይከላከላል ፤ ይህ የኮሶ ዛፍ በምን መልኩ ነው ለመድሀኒትነት የሚወሰደው?

የብረት መበየጃ ከነዚህ ከልዩ ልዩ መሳርያዎች አንዱ ሲሆን ይህ የብረት መበየጃ የተለያዩ ብረቶችን ለማገናኘት ይዉላል። ይህ የብረት መበየጃ ከምን ተፈጥሯዊ ማአድን ነው የሚዘጋጀው?

ተራሬ የኢትዮጵያ የፀጉር አቆራረጥ ሲሆን ይህ ግንባራቸው አካባቢ ላይ የሚገኘውን ፀጉር በመተው የሚቆረጡት የፀጉር ቁርጥ ነው። እና ለምን ሚቆረጡ ይመስላችኋል ይሄንን ቁርጥ?

ራይድ ታክሲ ይህ ታክሲ የተለያዩ አገልግሎቶችን ይሰጣል ከዛ መካከል እራሳቸውን ስትጓዙ ኮይኖችን እየሰበሰባችሁ ትጓዛላችሁ። እና ይህ ታክሲ ከሌሎች ታክሲዎች በምን ተመራጭ ሆነ?

ሞዴስ ለሴት ልጃገረዶች የንፅህና መጠበቂያ ሴት ልጅ አገረዶች ወር አበባ በሚያዩበት ጊዜ ለንፅህና መጠበቂያነት ይውላል። እና ይህ ምርት ምን ያህል ተደራሽ ነው ብላችሁ ታስባላችሁ።

የስጋ ወጥ ይህ ወጥ የሚዘጋጀው ከእንስሳት ነው ስጋው የሚገኘው እና ይህ ስጋ ወጥ ምን ያህል ለጤና አስፈላጊ ነው።

የሸዋ ማህበረሰብ :- የሸዋ ማህበረሰብ በአማራ ክልል የሚገኙ የሸዋ ማህበረሰብ ክፍሎች ሲሆኑ እነዚህ ማህበረሰብ በየትኛዉ ዞን ዉስጥ ይገኛሉ?

አርቲስት ጥላሁን ገሰሰ በኢትዮጵያ ቀደምትና በጣም እንቁ ዘፋኞች ውስጥ አንደኛው ነው ይህ ዘፋኝ እውቅና ካገኘባቸው ስራዎች ውስጥ የተወሰኑትን ጥቀስ?

ውሻ ከቤት እንሰሳቶች አንዱ ሲሆን ይህ ውሻ በታማኝነቱ እና ቤትን በመጠበቅ ይታወቃል። ይህ የቤት እንሰሳ ምን ያህል ጠቃሚ ነው?

የዝሆን የቅርስ ንግድ ምርት አሁን ላይ እይተከለከለ ያለ የንግድ ዘርፍ ሲሆን የትለያዩ የዝሆኖችን የመጉዳት ሂደት ስላለው አሁን ላይ ተከልክሏል እና ምን ያህል መቆጥጠር ተችልዋል ብላችሁ ታስባላችሁ?

የኮምፒውተር ትምህርት ይህ የኮምፒውተር ትምህርት ስለ ኮምፒውተር አጠቃላይ እውቀት የምናገኝበት ትምህርት ነው። ይህ ትምህርት ለወደፊቱ ለሚመጣው ትውልድ ምን ያህል አስፈላጊ ነው ብላችሁ ታስባላችሁ?